የራስ ህመም ሲኖር ራስን በመብጣት የሚከናወን የባህላዊ ህክምና ሲሆን ፤ ይህም ራሳችንን እንዲሻልን ያደርጋል፥ እንዲሁም ጤና እንድናገኝ ያደርገናል። በቅርቡ የታከመ ሰው የምታውቁት ካለ ውጤታማነቱን ብትነግሩን?